የባህል ለውጥ ውስጥ ፈጠራ አዲሱን ነገር መፍጠር ለምሳሌ ኮምፒዩተሮችን መፍጠር ስማርት ስልኮችን መፍጠር ሲሆን ይህ ደግሞ ቀድሞ የነበረን ግን ያልታወቀ ነገርን ማግኘት ለምሳሌ የድኤንኤ አወቃቀርን መረዳት ማለት ነው።

በ አቃቂ ቃሊቲ ከተማ የሚገኙ የመንግስት ትምህርት ቤቶች ስም የመጀመሪያው ቃሊቲ ሁለተኛ ደረጃ ትምህርት ቤት አቃቂ አጠቃላይ ሁለተኛ ደረጃ ትምህርት ቤት ገጂ አንደኛ ደረጃ ትምህርት ቤት መካኒሳ አንደኛ ደረጄ ትምህርት ቤት ተጠቃሽ ናቸው

የኢትዮጵያ ፖስታ ቤት በሀገሪቱ ውስጥ በጣም አንጋፋ ከሚባሉት ተቋማት አንዱ ሲሆን ከመቶ ሀያ አመት በላይ በዋናነት የመልዕክት እና የእቃ ማጓጓዝ አገልግሎት ሲሰጥ ቆይቷል።

የልደት ምዝገባ ዋናዉ የኤጀንሲ አድራሻ የሚገኝበት ቦታ የአዲስ አበባ ከተማ አስተዳደር የሲቪክ ምዝገባና ነዋሪነት አገልግሎት ኤጀንሲ ሲሆን ቁጥራቸዉ 7533 አጭር የስልክ ቁጥር ነዉ።

የፓስፖርት አቅርቦት የማዕከላትና የስራ ቅልጥፍና ውስጥ የማስረገቢያ ጊዜ ምንም እንኳን በአካባቢ ቢላየም የክልል ማእከላት ብዙ ጊዜ ከመደበኛው የአዲስ አበባ ይም ደግሞ የጊዜ ገደብ ጋር ተመሳሳይ አገልግሎት ይሰጥሉ

የቁልፍ የፖለቲካ ጉዳዮች ውስጥ አንዱ ጉዳይ የለውጥ ጉዳይ ሲሆን ማለትም በሃያ አስራስምንት ዓመተ ምህረት ጀምሮ የተጀመሩትን የፖለቲካ እና የለውጥ ጉዳዮችን የሚያሳይ የሆነ ማለት ነው።

የአየር ትራንስፖርት ውስጥ አገልግሎቶች አንዱ ነው በዚህም ውስጥ አስቸኳይ ጊዜ ለልዩ ስራዎችን የሚውል አገልግሎትን የሚሰጥ ነው።

ጉባኤ በኢትዮጵያ አውድ ውስጥ የተለያዩ የድርጅቶች ዋና አመስግና ቤቶች አንዱ ነው ማለትም ለምሳሌ የተባበሩት መንግስታት የኢኮኖሚ ኮሚሽን ለአፍሪካ ለዓለም አቀፍ ጉባኤዎች አስተዋጾ ያደርጋሉ

በባህል ዋና ዋና አካሎች ዉስጥ ምልክቶች እና ቋንቋዎች አሉ። ምልክቶች ማለት ትርጉም የሚሰጡ ድርጊቶች ወይም እቃዎች አሉ። ለምሳሌ ባንዲራ ቋንቋዎች ደግሞ መልዕክትን ለማስተላለፍ የማያገለግሉ ቁልፍ መሣሪያ ነዉ።

የቴክኖሎጂ ዘርፎች ኢንዱስትሪ ቴክኖሎጂ ማለት የምትሄደዎችን ማቀላጠና ጥራት ማረጋገጥ ላይ የሚያሳክሩ ሲሆን በውስጣቸው አውቶሜሽንና ቴክኖሎጂ

የ1 ኛና መካከለኛ የመንግስት ትምህርት ቤቶች ውስጥ አብዮት 1ኛ ደረጃ ትምህርት ቤት ጉለሌ አንደኛ ደረጃ ትምህርት ቤት አያት አንደኛ ደረጃ ትምህርት ቤት ተጠቃሽ ናቸው።

ከፖስት ቤቶች ዋና አገልግሎቶች ውስጥ አንዱ ኢኮመርስ ሎጂስቲክስ አንዱ ነው ይህም ማለት ለኦላይን ንግድ የሚሆኑ እቃዎችን ማከማቻ እና ለመጨረሻ ተጠቃሚ አገልግሎት መስጠት ማለት ነው።

ጉባኤ ማለት በተወሰነ ርእሶ ወይም ደግሞ አጀንዳ ላይ መለዋወጥና ለመገምገም ውይይት ለመክፈትና የጋራ ውሳኔ ላይ ለመድረስ ባለሙያዎች ተመራማሪዎች ወይም ተወካዮች የሚሰበሰቡበት መድረክ ነው።

እንጦጦ ፓርክ ታሪካዊ ቦታዎች ሲሆኑ በእንጦጦ ማርያም ቤተክርስቲያን ዙሪያ የሚገኙትን የዳግማዊ ምኒሊክ እቴጌ ጣይቱ ቤተ መንግስትና ታሪካዊ ቦታዎችን መጎብኘት ይቻላል

የመንግስት ንፃዎች ለህዝብ ከሚሰጧቸው ጥቅሞች ውስጥ ደህንነትና መረጃ አንዱ ነው። ይህም ማለት ጠቃሚ ብሄራዊ ሰነዶች መዛግብቶችና የሀገርን ደህንነት የሚያመልክቶ መረዳት በአስተማማኝ ሁኔታ የሚቀመጡበት እና የሚጠበቁበት ቦታ ነው።

የሲቪልና የፖለቲካ ውስጥ የመሰባሰብ እና በሰላም የመቃወም ነጻነት ማለትም ሰልፍ የማድረግ እና የፖለቲካ ፓርቲ የመቀላቀል መብት አንዱ ሲሆን የመናገርና ሀሳቡን የመግለጽ ነፃነት ደግሞ ሀሳቡን በፈለጉት መንገድ የመግለጽ ወይም በህግ ጥላ ስር መግለጽ መቻል አንዱ ነው

የልደት ምዝገባ ማዕከላት ውስጥ ዋና ኤጀንሲ አድራሻ ምንም እንኳን አብዛኛው አገልግሎት በወረዳ ቢሰጥም ኤጀንሲ ዋናው ጽህፈት ቤት በአራዳ ክፍለ ከተማ አካባቢ ይገኛል። ተቋሙ ስልክ ቁጥርና አገልግሎትም አላቸው።

በሰባዊ መብቶች ውስጥ የሚጠቀሱ መብቶች ዉስጥ ለምሳሌ የመኖር መብት በነጻነት የመናገር መብት ት/ት የማግኘት መብት እንድሁም ከስቃይ ነጻ የመሆን መብጥ

የኢትዮጵያ ፖለቲካ ውስጥ የሥልጣን አካላት የኢትዮፒያ መንግሥት ባለሥልጣን በሦስት ዋና አካላት የተከፋፈሉ ናቸው ከእነሱም ውስጥ አካል መሬ ዋና ተግባር ማለትም የሕጋውጫ አካል የህዝብ ተወካዮች ምክር ቤት ሕጎችን ማውጣት ጠቅላይ ሚኒስቱሩ መሾን መሻር ናቸው፡፡